ትምህርት ማለት ምን ማለት ነው? ትምህርት ማለት እንግድህ የእውቀት ማግኛ መንገድ ዘዴ ሲሆን ለምሳሌ ትምህርትና የአብነት ትምህርት የሚባል ትምህርት አለ የአብነት ትምህርት ማለት በኦርቶዶክስ እምነት ተከታዮች ዘንድ ድቁናን ለማግኘት የመጀመሪያው ትምህርት ነው ማለት ነው።

ግብርና ምንድነው? ግብርና እንግዲ መሬትንና እጽዋትን እንዲሁም እንስሳትን በመጠቀም የሚሰራ ስራ ሲሆን ለምሳሌ ከብትን ማድለብ ለብዙ ሰዓት ላሞችን በማሰር የተለያዩ ምግቦችን በማቅረብ በሚወፍሩበት ጊዜ ለገበያ መውጣት ማለት ነው።

ጉዞ ስደት , ስደት እና ቱሪዝም ምንድን ነው ሚለው ነው ። ጉዞ ማለት ለምሳሌ ከዚህ እስከ ጎንደር ብንሄድ በእግራችን ኦር በመኪና ተጠቅመን ልንሄድ እንችላለን ። ቱሪዝም ምንለው ደግሞ የተለያዩ ነገሮችን ሚጎበኙ አዳዲስ ነገሮች ለምሳሌ የፋሲል ግንብ እና የመሳሰሉት እና ስደት ማለት የኢትዮጵያ ህዝቦች ወደ ሌላ ቦታ ሲሄዱ ከአንዱ መኖሪያቸው ወደ ሌላ ቦታ ሲሄዱ ማለት ነው ።

ባህላዊ ህክምና ምንድነው? ባህላዊ ህክምና እንግዲ በዚያው በአካባቢው ማህበረሰብ የሚሰጥ የህክምና አይነት ሲሆን ለምሳሌ የሰው ልጅ እጁን ወይም እግሩን ስብራት ሲያጋጥመው በተለያዩ ጨርቆች በመጠቅልልና በሽንበቆ በማሰር የሚሰጥ የህክምና አገልግሎት ነው።

የቤትና የዱር እንስሳት በቤት ስንል እንግዲህ የቤት ውስጥ ያሉ ማለት ነው በቤት ውስጥ ያሉ ማለት ነው በቤት ውስጥ ያሉ ከብት ለምሳሌ ላም በመባል የሚታወቀው እነሱም የትለያየ ትዋህጾ ሊሰጡን የሚችሉ የወተት ፣የስጋ ልምድ ሊቀርቡልን የሚችል ሲሆን የዱር እንስሳት ከምንላቸው እንደ ቀጨኔ አይነት ማለት ነው።

ጌጣጌጥ ምን ማለት ነዉ? ጌጣጌጥ ማለት ሰዎች ለማጌጥ የሚጠቀሙበት ሲሆን ለምሳሌ ሰዎች በእጃቸዉ የሚያደርጉት አንባር ሲሆን እንዲሁም ከአንገታቸዉ የሚያደርጓቸዉ ማጌጫዎች አሉ።

ተፈጥሮና አካባቢዋ ለምሳሌ ሥነ ቦታና አቀማመጡን ማለታችን ነው። ተፈጥሮና አካባቢ ለምሳሌ የአፋር ክልልን ተፈጥሮን አካባቢውን ስናየው አሁን አፋር ክልል በተፈጥሮ በጣም ዝቅተኛ ቦታ እና በጣም ሞቃት የሆነ ነው። እንዲሁም ፍል ውሃዎች እና ሙቅ ሳተጎመራዎች .

ቤት ከግድግዳና ጣሪያ የዘለለ ትርጉም ያለው ስሜታዊ ትስስር ሲሆን፣ መኖሪያ ቤት በቀላሉ የመኖርያ አድራሻን ያመለክታል። አንዱ የባለቤቶቹን ማንነት የሚያንፀባርቅ ሲሆን፣ ሌላው አስፈላጊውን ተግባር ያከናውናል።

አርማ እንግዲህ ህገ መንግስትን ይገልጻል ለምሳሌ የኢትዮጵያ ፌዴራላዊ መንግስት አርማ መሃል ላይ ኮኮብ ያለው ነው ማለት ነው እሱ ምንድነው ህገ መንግስትን ወይም አስተዳደርን ይገልፃል ማለት ነው።

ዘላቂነት ያለው ማስጌጥ እንደገና ጥቅም ላይ ሊውሉ የሚችሉ የተፈጥሮ ቁሳቁሶችን በመጠቀም የሚከናወን ነው

መጓጓያና ተሽከርካሪዎች ማለት እንግዲህ ምን ማለት ነው ተሽከርካሪዎችን ያጠቃልላል ሲሆን ለምሳሌ ጎማ ያላቸው በምድር ላይ ሊሄዱ የሚችሉ ማለት ነው ለምሳሌ መኪናዎች መጓጓዣና ወይም ደሞ ተሽከርካሪዎችና ማለት ናቸው። ለምሳሌ ትንሽዬዋ መኪና ለአንድ ኩሮዘር የምትባላት!

አትክልትና ፍራፍሬዎች ማለት ምን ማለት ነው? አትክልትና ፍራፍሬዎች ማለት እነዚህ ለምሳሌ ለምግብነት ሊውሉ የሚችሉ የእጽዋት ተክሎች ሲሆኑ አትክልት ስንል ለምሳሌ ቅጠላቅጠሎች ሊሆን ይችላል ።ፍራፍሬዎች ካለን ደግሞ ፍሬአቸው በስሎ ለምግብነት የሚውሉ ምግቦች ማለት ነው። ስለዚህ አትክልት እና ፍራፍሬ የአትክልት ተዋኦዎች ማለት ነው።

ማስታወቂያ ምንድነው ለምሳሌ አንድ ሰው አይበለውና የቤተሰባችን አካል ቢጠፋብን አፋልጉኝ ብለን ልንደጥፈው የምንችል ለሰዎች ልናሳውቅበት የምንችለው መንገድ ነው የጠፋብንን ሰው የሚመስለውን የለበሰውን አይነት ግልፀን እናወጣበታለን ማለት ነው።

ጉዞ ቱሪዝምና እና ስደት ምንድናቸው ጉዞ ለምሳሌ በመሪዎች ደረጃ የተለያዩ ሀገር ጉብኝት ሊያደርጉ ይችላሉ ቱሪዝም ስንል ደግሞ የተለያዩ መልክዓ ምድርን ለማየት የሚመጡ ህዝቦች ማለት ሲሆን ስደት ማለት ደግሞ በተለያዩ ግጭቶች ምክንያት ሰዎች ከቦታቸው ሲሄዱ።

ተፈጥሮ እና አካባቢ ይላል ተፈጥሮ እና አካባቢ ምንድነው ማለት የአካባቢ ያለው ስነ ምህዳር ቦታ አቀማመጡ ነው። ተፈጥሮ ምን ይመስላል የሚለውን ለምሳሌ፦ አርማጭሆ የሚባለውን ቦታ ብናየው በጣም ወጣ ገባ እና ተራራማ በጣም ከፍተኛ የሆነ ቦታ ነው። በጣም ገደላማ ገደለማ የሚበዛበት

ዜና ምንድነው ?ዜና ማለት አዲስ ነገር የሚናሳውቅበት መንገድ ሲሆን ወይም ወሬ ነው ማለት ነው። ስለዚህ ለምሳሌ መልካም ዜናዎች አሉ ።መጥፎ ዜናዎች አሉ። እንዲሁም አንዳንዴ ሰበር ዜና ተብሎ ሊነገሩ ይችላሉ ማለት ነው።

ጌጣጌጥ ማለት ምን ማለት ነው እንግዲ ሰዎች ለማጌጥ የሚጠቀሙባቸው የተለያዩ የሆኑ አልባሳት ሆኖ የተለያዩ የከበሩ እቃዎች ሊሆኑ ይችላሉ ፤ ለምሳሌ አልቦ የሚባል በድሮ ጊዜ ልጃገረዶች የሚጠቀሙት ማጌጫ አለ፥ እግር ላይ ነው የሚታሰረው።

አርማ ምንድን ነው? አርማ ማለት መለያ ሲሆን ለምሳሌ አንዳንዴ ባንዲራዎች መሃል ላይ የሚቀመጥ ምልክት ነው። ለምሳሌ አርማን ስናይ የኢትዮጵያ አርማ በአጼ ሃይለስላሴ የነበረው መሃል ላይ አንበሳ ያለበት ነበረ ማለት ነው።

ሙዚቃ ማለት እንግዲህ የሰው ልጅ ጥሩ ነገር የሚያደርግ ነገር ነው ለምሳሌ እንግዲህ የጎንደር ሙዚቃ አለ ምቶች የሚበዙበት መደራረቢ ያለበትና እንዲሁም የተለያዩ ባህሎች የተወራረሱበት የሙዚቃ አይነት ነው።

ፀጉር ምንድነው ጸጉር ማለት እንግዲህ የሰውነት ክፍል ሲሆን የተለያዩ ጉዳቶችን እንዲሁም ራሳችንን ለመጠበቅ እንዲሁም ሙቀትን ለመጠበቅ ያገለግላል ለምሳሌ የበግ ፀጉርን ብንወስድ ሙቀታቸውን በመጠበቅ ትልቅ ሚናጫውታል።

ሙዚቃ ማለት እንግዲህ ባህል ወግ የሚገልጽ ማለት ነው። ለምሳሌ የደቡብና የወላይታን ህዝቦች ሙዚቃ ብናየው አሁን እሱ የሚያተኩረው ምንድን ነው ሙሉ የሰውነት እንቅስቃሴን ነው የዳሌ መወዛወዝን የሚያሳይ የሙዚቃ አይነት ነው።